ይህ የምንመለከትው ምስል የቀይ ቀበሮ ምስል ሲሆን በኢትዮጵያ ብርቅየ ከሚባሉት የዱር እንስሳቶች አንዱ ሲሆን በሰሜን ተራራ የሚገኝ ብርቅየ የዱር እንስሳት ነው ።

የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ዓሊ ከሙስሊም ማህበረሰብ የሃይማኖት ተከታይ የሚያደርጉትን ንግግር የሚያሳይ ነው።

ይህ የጭነት መኪና አይሱዙ ወይም ኤፋኤስኣር በመባል የሚታወቅ የመጓጓዣ አይነት ሲሆን፤ የተለያዩ እቃዎችን ወይንም እህሎችን ከቦታ ቦታ ለማንቀሳቀስ የምንጠቀምበት የመጓጓዣ አይነት ነው።

ይህ ቦታ የባህል አልባሳት የመሸጫ ሱቅ ሲሆን የተለያዩ የባላዊ ልብሶች የሚገኙበት ቦታ ሲሆን ለበአል እንዲሁም ለተለያዩ አገልግሎቶች ሰዎች መጠቀም ሲፈልጉ እነዚህን የባህል ልብሶች የሚያገኙበት ቦታ ነው።

እነዚህ የግብርና ምርቶች የቡና፣ የማንጎ፣ የፓፓያ እና የሌሎች የግብርና ግብአቶች አትክልት ሲሆኑ ሰዎች እነዚህን ከቦታ ቦታ በመውሰድ በመትከል የተለያዩ ጥቅሞችን እንዲያገኙ የሚያደርጉ አትክልቶች ናቸው።

ይህ ሞሰብ ሲሆን በባህላዊ መንገድ የሚዘጋጅ ፣ የመመገቢያ እና ለጌጣጌጥ አገልግሎት የሚዉል ባህላዊ የጌጣጌጥ ነው።

ይህ የምንመለከተው ምስል በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮች ዘንድ ካህናት በመባል የሚያወቁ ሲሆን ፤ እነዚህ ካህናት ም ምእመናንን የተለያዩ ትምህርቶችን እማስተማርና እንደ አባት ሆኖ በማገልገል የሚጠቀሙባቸው የማህበረሰብ ክፍሎች ናቸው።

ጫማ፦ ይህ ጫማ ከስክስ በመባል የሚታወቅ የጫማ አይነት ሲሆን ፤ ብዙ ጊዜ ለፋብሪካዎች እንዲሁም ለወታደሮች አገልግሎት የሚውል ጠንካራ የጫማ አይነት ነው።

ይህ የምንመለከተው ጭላዳ ዝንጀሮ ሲሆን ከብርቅዬ እንሥሣቶች ውስጥ የሚመደብ ሲሆን ብዙውን ጊዜ በሰሜናዊ የ ኢትዮጲያ ክፍሎች አካባቢ የሚገኝ ብርቅዬ የዱር እንስሳ ነው፡፡

ይህ መጠጥ በኢትዮጵያ የሚሰራ ባህላዊ መጠጥ ሲሆን ሲንጦ ይባላል። በባህላዊ መንገድ ከገብስ የሚዘጋጅ ባህላዊ መጠጥ ነው።

ክኖር ይታወቃል በኢትዮጵያ እንዲሁም በሌሎች አካባቢዎች ወጥ ለማጣፈጥ የተለያዩ ምግቦችን እንደማጣፈጫነት የሚያገለግል ምርት ነው።

ይህ የምንመለከተው የመኪና ጎማ ሲሆን በመኪናዎች ውስጥ በመገጠም ለመንቀሻነት የሚያገለግል የንግድና የግብይት ነው።

ይህ የምንመለከትው የጸጉር አሰራር ሰቶች ጸጉራቸውን ለመንከባከብ እና ውበታቸውን በተለየ ለማሳመር የሚጠቀሙበት የጸጉር የአሰራር አይነት ነው፡፡

ይህ የምንመለከተው ክላሽ በመባል የሚታወቅ የጦር መሳሪያ ሲሆን ህግ አስከባሪዎች ህግን ለማስከበር እና የማህበረሰብን የሰላም ሁኔታ ለመጠበቅ የሚጠቀሙበት የህግ ማስከበሪያ መሳሪያ ነው።

ይህ ምንመለከተው የስነ ህንጻ መሳሪያ ሚስማር በመባል ይታወቃል፡፡ ሚስማር እንጨትን ከ እንጨት ጋር በማገናኘት አጣብቆ ለመያዝ የሚያገለግል የ ህንጻ ግንባታ ወይም ለ ስነ ህንጻ ግንባታ የሚውል መሳሪያ ነው፡፡

ይህ የግብርና ምርት ሽምብራ በመባል ይታወቃል ይህ የጥራጥሬ አይነት ሲሆን ብዙ ጊዜ ለቅባት እህሎች አገልግሎት የሚሆን የግብርና ምርትነ ነው።

ይህ የሙዚቃ ስነ-ስርዓት ብዙን ጊዜ በኢትዮጵያ አዲስ አመት ወይም መሰከረም በሚጀምርበት ወቅት ወይም በመስቀል ወቅት በሚጀመርበት ግዜ አበባአየሁሽ እያሉ የሚጨፍሩት የሙዚቃ አይነት ነው።

ሳፋሪኮም ኢትዮጵያ በኢትዮጵያ ዉስጥ የቴሌኮም አገልግሎት በመስጠት የሚታወቅ ሲሆን ያልተገደበ ፍጥነት በየትኛዉም ሰዓት ኳሴን እንደልቤ የሚል ጥቅል ነዉ።

የጣና ሃይቅ ደሴት፡ ይህ በምስሉ ላይ የምንመለከተው በጣና ሃይቅ ከሚገኙ ታሪካዊና ሃይማኖታዊ ደሴቶች አንዱ ነው።

አርቲስት አርቲስት ደርብ ዘነበ ይባላል በተለያዩ ባህላዊ ሙዚቃዎች የሚታወቀ ሙዚቃዎችን ለኢትዮጵያ ህዝብ አበርክቷል

ይህ የቤት እቃ ጠረጴዛ በመባል ይታወቃል ብዙ ጊዜ መካከለኛ ገቢ ያላቸው ሰዎች ለመመገቢያነት የሚሉውል ት ነው።

ይህ የወንዶች የፀጉር ቁርጥ አይነት ሲሆን ብዙዉን ጊዜ ወንዶች የራሳቸውን ውበት ለመጠቀም እና ጥሩ እይታ እንዲኖራቸው ለማድረግ የሚስተካከሉት የፀጉር አቆራረጥ አይነት ነው ::

ይህ አትክልትና ፍራፍሬ የምድር እንቧይ በመባል የሚታወቅ ሲሆን ፤ በኢትዮጵያ ለተለያዩ የባህል ህክምና የሚውል ነው።

ይህ በምስሉ ላይ የምንመለከተው ታዋቂ ሰው ኮሎኔል ደመቀ ዘውዱ በመባል የሚታወቅ ወታደር ሲሆን ፤ ይህ ሰው በወልቃይት ጠገዴ አካባቢ እንደ ምክትል አስተዳዳሪ ሆኖ የሚያገለግል ታዋቂ ሰው ነው።

ይህ ጌጣጌጥ ቦርሳ በመባል ይታወቃል። ብዙዉን ጊዜ ወንዶች የተለያዩ ፎቶግራፎችን እና የገንዘብ ኖቶችን ለመያዝ የሚጠቀሙበት ጌጣጌጥ ነዉ።

ምስሉ የቀጭኔ ሃውልት አለበት ቦታ ሲሆን ቀጭኔ በጣም ረጅም አንገት ያለው ብርቅየ የዱር እንስሳት ነው ።

ይህ የግብርና አይነት የበቆሎ የግብርና ሥራ ሲሆን በቆሎን በመስመር በመዝራት ከፍተኛ የሆነ ምርት ለማግኘት አርሶ አደሮች የሚያከናዉኑት

ይህ የመዝናኛ ቦታ ወምአካባቢ ባህር ዳር ጣና ሐይቅ የሚገኝ የመዝናኛ ቦታ ሲሆን በባህር ላይወበጣና ኃይቅ ላይ የተሠራ ጣይቱ የሚይባል የመዝናኛ ማከሉ

ይህ የምንመለከተዉ ሻይ ፥ ወይም የሻይ ፥ ሻይ የመጠጥ አይነት ሲሆን ፤ ስኳርን በመቀላቀል እንዲሁም ሻይ ቅጠልን በመቀላቀል የሚሰራ የመጠጥ አይነት ነው፡፡

ግብርና :- ይህ የግብርና ዘዴ በተለያዩ አካባቢዎች የሚከናወን ሲሆን በተለያዩ ድርጅቶች ወይም በተለያዩ ግለሰቦች የተለያዩ ምርቶችን ለማምረት የሚከናወን ስራ ነው።

በኢትዮጵያ የእስልምና ሃይማኖት ስርኣት ውስጥ የእስልምና እምነት ተከታይ የ ህብረተሰብ ክፍሎች የሚያረጉትን ውይይት የሚያሳይ ነው፡፡

ይህ ስራ የመኪና ልብስ ስፌት ስራ ሲሆን ፤ የተለያዩ የወንድና የሴት አልባሳትን የሚሰፉበት ነው።

ኩሪፍቱ ሬስቶራንት ኤንድ ስፓ ይባላል። በባህርዳር የሚገኝ የመዝናኛ ቦታ ሲሆን፤ የተለያዩ ሰዎች ከተለያየ ቦታ መጠዉ የተለያዩ አገልግሎቶችን እንዲሁም መዝናኛዎችን የሚያገኙበት ስፍራ ነዉ።

የጸጉር አሰራር አይነት ሲሆን፤ ሴቶች በተለያየ መልኩ ጸጉራቸውን በመሰራት የመዋቢያና ውበታቸውን መጠበቂያ ይተቀሙበታል።

ይህ የስነ-ሕንጻና የግንባታ እቃ ሴራሚክ በመባል ይታወቃል ፤ ቤት በምንሰራበት ጊዜ የቤታችንን ወለል ለማስዋብ እና ለማስጌጥ የምንጠቀምበት የስነ-ሕንጻ እና ግንባታ እቃ ነው።

ይህ የስነ-ሕንጻ እና ግንባታ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ኤሌክትሪክ ሀይል አገልግሎት ህንጻ ነው።

እነዚህ ጌጣጌጦች በቤት ዉስት የሚዘጋጁ ጌጣጌጦች ሲሆኑ፤ የተለያዩ ክር እና የተለያዩ መሳሪያዎችን በመጠቀም ቤትን ለማስዋብ የሚያገለግሉ ጌጣጌጦች ናቸዉ።

የምንመለከተው ሃይማኖታዊ የመዝሙር መሳሪያ፤ በገና በመባል የሚታዎቅ የሙዚቃ መሳሪያ ሲሆን ፤ ይህ መሳሪያ መዝሙሮችን ለመዘመርና ለማዜም የሚጠቀሙበት መሳሪያ ነው።

ይህ የጸጉር አሰራር ቁጥርጥር በመባል የሚታወቅ የጸጉር አሰራር ሲሆን ህጻናቶች እንዲሁም ሴቶች እራሳቸውን ለማስጌጥ እና ለማስዋብ የሚጠቀሙበት የጸጉር አሰራር ዘዴ ነው።

የሃይማኖት እናቶች እና አባቶች በገዳማት ዉስጥ ምን አይነት ሂዎት እንደሚኖሩ የሚያሳይ ምስል ነው።

ይህ የቤት መገልገያ እቃ ኪችን ካቢኔት የሚባል ሲሆን፤ በምግብ ማብሰያ አካባቢ የምግብ ማብሰያ እቃዎችን ለመያዝ የምንጠቀምበት የቤት ውስጥ መገልገያ እቃ ነው።

ይህ በምስሉ የምንመለከታቸው ታዋቂ ሰው አጼ ኃይለስላሴ በመባል የሚታወቁ ሲሆን ፤ በድሮዉ የንጉሳዊ አገዛዝ ስርአት ንጉሰ ነገስት ዘኢትዮጵያ ሆነው ሲያገለግሉ የነበሩ ታዋቂ መሪ ናችው።

ይህ አትክልትና ፍራፍሬ ፓፓያ የሚባል ሲሆን ፤ በጣም ተዎዳጅና በሽታዎችን ለመከላከል የሚያገለግል የአትክልት እና ፍራፍሬ አይነት ነው።

ይህ አርማ የአዲስአበባ ቤቶች ልማት ኮርፖሬሽን አርማ ሲሆን በአዲስአበባ ከተማ የሚገኙ የተለዩ የልማት ቤቶችን ለመስራት እና ለማህበረሰቡ ለማዳረስ የሚሰራ መስሪያቤት ነው ።

ይህ የመጓጓዣ አይነት ፒካፕ በመባል የሚጠራ የመጓጓዣ አይነት ሲሆን ፤ ሰዎችን ከማጓጓዝ በተጨማሪ እቃዎችን ለማጓጓዝ የሚያገለግል የተሽከርካሪ አይነት ነው።

ይህ የምንመለከተው የፋሽን ትርኢትን ሲሆን የተለያዩ ሞዴሎች በወንድም በሴትም የተለያዩ አዳዲስ የልብስ ፋሽንዎችን የሚያሳዩበት ትርኢት ነው ።

የተለያዩ የህብረተሰብ ክፍሎች ሀገራቸውን ጥለው በሚሰደዱበት ጊዜ የሚገጥማቸውን ሁኔታ እና የሚያሳልፉትን ህይወት የሚያሳይ ፎቶግራፍ ።

ይህ የስራ አይነት የተፈጥሮ አካባቢን የመጠበቅ ወይም የአካባቢ ጥበቃ ስራ ሲሆን መሬታችን እንዲሁም የአፈር በጎርፍ ተጠርጎ እንዳይወሰድ ለመከላከል የሚያስችል የስራ አይነት ነው ።

ይህ የግብርና ስራ የጤፍ ማሳ አረም ሲሆን አርሶአደሮች ጤፍአቸው በአረም እንዳይጠቃ ጤፉን የሚያፀዱበት ዘዴ ነው ።

ይህ የምንመለከተው በኢትዮጵያ የገጠር አካባቢ የሃዘን ስነስርዓት ለማከናወን የሚደረግ ስርአት ሲሆን፤ ይህ ስርአት አንድ ሰው በሞት ከተለየ በኋላ ስርአተ ቀብሩን ለማከናወን የሚደረግ ስርአት ነው።

ይህ የቤት እቃ ማከፋፈያ ወይም ድቫይደር በመባል ይታወቃል ፤ አገልግሎቱ ደግሞ ከዋናዉ የኤሌክትሪክ መስመር ወደተለያዩ መሳሪያዎች የኤሌክትሪክ ኃይልን ለማስተላለፍ የሚያገለግል መሳሪያ ነው።

ይህ የምንመለከትው ሃውልት የአጼ ቴዎድሮስ ሃዉልት ሲሆን አጼ ቴዎድሮስ የሰራቸውን ታላላቅ ስራዎችን ለማስታወስ የተቀመጠ ሃውልት ነው።

ይህ የግብርና ምርት ሰላጣ የሚባል ሲሆን፤ ሰላጣ ከተለያዩ የግብርና ምርቶች መካከል የሚመደብ ሲሆን፤ ለጤና ጠቃሚ ከሆኑ አትክልቶች ይመደባል።

ጭላዳ ዝንጀሮ! ጨላዳ ዝንጀሮ በኢትዮጵያ ዉስጥ ከሚገኙ ብርቅየ የዱር እንስሳት መካከል አንዱ ሲሆን ለሀገራችን ለቱሪዝም ዘርፉ ከፍተኛ አስተዋፅዖ ያለዉ የዱር እንስሳ ነዉ። እንዲሁም በበረሀ አካባቢ የሚገኝ እንስሳ ነዉ።

የሴቶች ጫማ፦ ይህ የምንመለከተው ጫማ የሴቶች ጫማ ሲሆን ፤ ሴቶች ብዙዉን ጊዜ የሚጠቀሙበት ጫማ ሲሆን ፤ ከቆዳ የተሰራ ጫማ ነው።

ይህ አትክልትና ፍራፍሬ አተር በመባል ይታወቃል። አተር ብዙውን ጊዜ የቅባት እህሎች ሲሆኑ ለወጥ መሪያነትም ያገለግላሉ።

እዚጋ የምንመለከተው ስእል በአሸንዳ ባህላዊ በአል የሚለበሱ አልባሳት አይነት እና የሚጨፈሩ ወይም የሚዜሙ ዜማዎችን የሚያሳይ ፎቶግራፍ ነው።

ድምጻዊት ማሪቱ ለገሰ ትባላለች። በተለያዩ ባህላዊ እና ዘመናዊ ሙዚቃዋ እንዲሁም በአምባሰል ሙዚቃዋ የምተታወቅ ሙዚቀኛ እና ታዋቂ አርቲስት ናት።

ይህ ቦታ ብሎኬት ለማምረት የምንጠቀምበት ቦታ ሲሆን የተለያዩ ወጣቶች ስራ እድል በመፍጠር ከፍተኛ የሆነ የገቢ ምንጭ በመሆን የሚያገለግል የስራ ቦታ ነው።

ይህ የምንመለከተው አርማ የጸደይ ባንክ አክሲዮን ማህበር አርማ ሲሆን ጸደይ ባንክ በኢትዮጵያ የተለያዩ ክፍሎች የባንክ አገልግሎት ለህብረተሰቡ በማድረስ የታወቀ ድርጅት ነው።

ይህ በምስሉ ላይ የምንመለከተው ከባህላዊ የ እስፖርት አይነቶች መካከል አንዱ ሲሆን ፤ ትግል በመባል ይታወቃል። ትግል ከባህላዊ የእስፖርት አይነቶች መካከል የሚመደብ ባህላዊ የእስፖርት አይነት ሲሆን ሁለት ሰዎች ትከሻ ለትከሻ በመገናኘት የሚያደርጉት የውድድር አይነት ነው ።

ይህ ሙዚቀኛ አርቲስት አረጋኸኝ ወራሽ የሚባል ሲሆን በርካታ ሙዚቃዎችን ለህዝቡ ያደረሰ ታዋቂ ሙዚቀኛ ነው ።

ይህ የምንመለከተው በከተማ ውስጥ የሚገኝ የመኖርያ ቤት ሲሆን፤ ብዙ ጊዜ ከተማ ውስጥ የሚገኙ የህብረተሰብ ክፍሎች የሚሰሩት የመኖሪያ አይነት ነው።

ደረስጌ ማሪያም ሲሆን፤ ይህ ቦታ ንጉሱ አፄ ቴዎድሮስ ንጉሰ ነገስት ዘኢትዮጵያ ተብለው የተሾሙበት ወይም መአረግ ስም ያግኙበት ቦታ ነው።

ይህ የምንመለከተው የተለያዩ የህብረተሰብ ክፍሎች ችግኝ በመትከል ላይ የሚያሳዩትን ስርዓት የሚያሳይ የአረንጓዴ አሻራ ምስል ነው።

ይህ የምንመለከተው የመዋቢያና የውበት መጠበቂያ ነገር ቅቤ ይባላል። ከወተት ተዋጽኦ የሚገኝ ወይም የሚሰራ የመዋቢያ እቃ ወይም የወተት ተዋጽኦ ነው።

ይህ የምንመለከተዉ ቁም ሳጥን ይባላል። ከጣዉላ የሚሰራ የቤት እቃ ሲሆን ይህ የቤት በዉስጡ የተለያዩ እቃዎችን እና ልብሶችን አደራጅቶ ለማስቀመጥ የሚያገለግል ጠቃሚ የቤት እቃ ነዉ።

ባቡር፦ የኢትዮጵያ የምድር ባቡር አገልግሎት የሚሰጥ የባቡር አይነት ሲሆን ፤ ከተለያዩ አካባቢዎች የተለያዩ እቃዎችን ከአንድ ቦታ ወደ ሌላ ቦታ ለማጓጓዝ የምንጠቀምበት የየብስ ማጓጓዣ ነው።

ይህ የጸጉር አሰራር ዘዴ ሳዱላ በመባል የሚታወቅ የጸጉር አሰራር ዘዴ ሲሆን በገጠራማ አካባቢዎች የሚኖሩ ልጃገረዶች የሚሰሩት የጸጉር የአሰራር ዘዴ ነው።

ይህ በምስሉ ላይ የምንመለከተው የእጽዋት አይነት ጽንጁት የሚባል የእጽዋት አይነት ሲሆን፤ ብዙ ጊዜ በቤታችን ውስጥ በማጨስ ቤታችን ጥሩ መአዛ እንዲኖረው ለማድረግና የተለያዩ እቃዎችን ለማጠን የምንጠቀምበት የእጽዋት አይነት ነው።

ይህ የምንመለከተው ከሃን ሲሆን በኢትዮጵያ ኦርቶዶክስ ቤተክርስቲያን ተዋሕዶ ዉስጥ የሚደረጉ ሃይማኖታዊ ስርአቶችን የሚያከናውን ከሃን ወይም ቄስ በመባል የሚታወቅ ነው።

ነጭ ሽንኩርት፡ ነጭ ሽንኩርት በጣም ጠቃሚ የሆነ ከአትክልትና ፍራፍሬ የሚካተት ሲሆን ፤ ብዙውን ጊዜ ለመድሃኒትነት እና የተለያዩ ምግቦችን ለማጣፈጥ የምንጠቀምበት፣ አስፈላጊ የሆነ የአትክልትና ፍራፍሬ አይነት ነው።

ይህ የምግብ አይነት የፍስክ ምግብ ሲሆን የተለያዩ የፍስክ ምግቦችን የያዘ ነው ፤ ለምሳሌ ፦ ዱለት፣ ክትፎ፣ በርበሬ፣ ዶሮ ወጥ እና የተለያዩ ምግቦችን አንድ ላይ የያዘ ገበታ ነው።

በኢትዮጵያ ከሚገኙ ባህላዊ አለባበሶች መካከል አንዱ ሲሆን፤ የኢትዮጵያ ቀሚስ እና ከቀሚሱ ጋር አብረው የሚሄዱ እቃወችን የሚያሳይ ነው።

ህግ አስከባሪዎች ህብረተሰቡ ሰልፍ በሚወጣበት ጊዜ ህብረተሰቡን ለመጠበቅ የሚያደርጉት ሂደት።

እዚ ላይ የምንመለከተው የዱር እንስሳ ቀጭኔ በመባል ይታወቃል። ቀጭኔ በሀገራችን በጣም ብርቅየ ከምንላቸው የዱር እንስሳቶች መካከል ይገኙበታል ።እነዚህ ቀጭኔዎች በጣም አንገታቸው ረጃጅም የሆኑ የዱር እንስሳቶች ናቸው።

ይህ ሃይማኖታዊ ስርዓት የጥምቀት ስርዓት ሲሆን ዮሐንስ ጌታችን እየሱስ ክርስቶስን ሲያጠምቅ የሚያሳይ ሃይማኖታዊ ስርዓት ነው።

መሠረተ ልማት ፤ በተሽከርካሪዎች በመጠቀም የተለያዩ አላስፈላጊ የሆኑ ነገሮችን ለመጥረግ ወይም ለመቁረጥ የምንጠቀምበት ነው።

ይህ በምስሉ ላይ የምንመለከተው ብረት ሲሆን ፤ ፌሮ ብረት ይባላል። የተለያዩ ግምባታዎችን ለማከናወን ቋሚ ሆኖ ያገለግላል።

ይህ የግብርና ስራ የአጨዳ ስራ ሲሆን ሰብሉ ከደረሰ በኋላ አርሶአደሮች ሰብላቸውን ለመሰብሰብ የሚያደርጉት የግብርና ስራ ነው።

ይሄ አትክልት እና ፍራፍሬ ቃርያ በመባል የሚታወቅ አትክልት እና ፍራፍሬ ሲሆን ቃርያ በጾም ወቅት የተለያዩ ምግቦችን ለማጣፈጥ የምንጠቀምበት የአትክልት እና ፍራፍሬ አይነት ነው።

ይህ መሳሪያ ካቻቢቴ በመባል የሚታዎቅ መሳሪያ ሲሆን ሁለት አይነት የመፍቻ ዘዴ አለው። አንደኛው ጠፍጣፋ ሲሆን ሌላኛው ደሞ አሜሪካ ካቻቢቴ ይባላል።

ይሄ ታዋቂ ሙዚቀኛ አርቲስት ፋሲል ደሞዝ በመባል የሚታወቅ ሲሆን ይሄ ሙዚቀኛ የተለያዩ ባህላዊ ሙዚቃዎችን ለህብረተሰቡ ያደርሳል።

ይህ የምንመለከተዉ መሳሪያ አካፋ በመባል የሚታወቅ ሲሆን፤ ይህ አካፋ ለተለያዩ ለህንፃ ግንባታዎች እና ለግብርና ስራ አገልግሎት የሚዉል በጣም አስፈላጊ እና ጠቃሚ የሆነ መሳሪያ ነዉ።

እነዚህ መሳሪያዎች የተለያዩ የኤሌክትሪክ ሽቦዎችን ለማገናኘት ወይም ለመቀጠል የምንጠቀምባቸው መሳርያዎች ሲሆኑ ፤ኤሌክትሪክን ከአንድ ምንጭ ወደሌላ ምንጭ ለማስተላለፍ ወይም ለማያያዝ የምንጠቀምባቸው መሳርያዎች ናቸው።

ይህ የግብርና አይነት አርሷደሮች የተለያዩ የግብርና ግብኣቶችን ለምሳሌ እንደ ጎመን እና ሌሎች አትክልቶችን የሚያመርቱበት የግብርና ዘዴ ነው።

ይሄ አትክልት እና ፍራፍሬ ባቄላ በመባል የሚታወቅ ሲሆን ብዙ ጊዜ በገጠራማ አካባቢ እንዲሁም በከተማ አካባቢ ለወጥ ምግብነት የሚያገለግል የአትክልት እና ፍራፍሬ አይነት ነው።

የመሰብሰቢያ አዳራሽ ፤ ድርጅቶች ወይንም የመንግስት ተቋማት ለሠራተኞች ለመሰብሰቢያነት የሚጠቀሙባቸዉ የቢሮ እቃዎች ናቸው።

ይህ አትክልትና ፍራፍሬ በቆሎ ይባላል። በኢትዮጵያ በብዛት በአርሶአደሮች የሚመረት የጥራጥሬ አይነት ሲሆን፤ ብዙውን ጊዜ ለተለያዩ አገልግሎቶች የሚውል እንዲሁም ለምግብነት የሚውል የጥራጥሬ አይነት ነው።

አርቲስት በዉቀቱ ሰው መሆን የባህላዊ ሙዚዎችን በማቀንቀን የሚታወቀው በአማራ ክልል ተወልዶ ያደገው የአርቲስት ባህል ተጫዋች የሆነው የባህል ሙዚቃ ተጫዋች በእዉቀቱ ሰው መሆን።

እዚጋ የምንመለከተው ፎቶግራፍ ትምህርትና የትምህርት ፈላጊዎች የሚቀሰቅስ ማስታወቂያ ሲሆን ፕዮኒየር ኮሌጅ የሚሰጣቸው የትምህርት አገልግሎቶች ማስታወቂያ የሚሰራበት ፎቶ ግራፍ ነው።

ይህ ጌጣጌጥ ብር እንጥልጥል በመባል ይታወቃል ብዙ ጊዜ በገጠር አካባቢ የሚኖሩ ሴቶች እና እናቶች ለጌጣጌጥ ወይም ለአንገት ሀብል የሚጠቀሙበት የጌጣጌጥ አይነት ነው::

ጎጆ ቤት ይህ ጎጆ ቤት በኢትዮጵያ በተለያዩ ገጠራማ አካባቢዎች የሚገኝ ባህላዊ የመኖሪያ ቤት አይነት ሲህን ብዙውን ጊዜ በገጠር የሚኖሩ የህብረተሰብ ክፍሎች ለመኖሪያነት የሚጠቀሙት የቤት አይነት ነው።

ይህ ስብሰባ በህዝብ ተወካዮች ምክር ቤት የሚደረግ ስብሰባ ሲሆን በህዝብ የተመረጡ የህዝብ ተወካይ ምክር ቤት አባላት ተሰብስበው የተለያዩ ውሳኔዎች የሚያሳልፉበት የስብሰባ አይነት ነው።

ይህ የቤት እቃ አልጋ ሲሆን በዉስጡ ሌሎች እቃዎን ወይም ሌሎች ማቴሪያሎችን በዉስጡ ለመያዝ የሚያገለግል እና ቦታ ቆጣቢ የሆነ የቤት መገልገያ እቃ ነው።

ይህ የምንመለከተው ጭስ አባይ ፏፏቴ ሲሆን በባህር ዳር ከተማ 15 ኪሎ ሜትር የሚገኝ የቱሪስት መስህብ ወይም የቱሪስት መዳረሻ ቦታ ነው።

ይህ ተሽከርካሪ ሲኖትራክ በመባል የሚታወቅ ተሽከርካሪ ሲሆን በኢትዮጵያ ከአንድ ክልል ወደ አንድ ክልል ወይም ከአንድ ቦታ ወደሌላ ቦታ የተለያዩ ምርቶችን ለማጓጓዝ የምንጠቀምበት የመጓጓዣ አይነት ነው።

ይሄ የምንመለከተው ሲነርላይን ደብተር ሲሆን ለትምህርት አገልግሎት የሚውል እና የተለያዩ ጽሁፎችን ለመጻፍ የምጠቀምበት የትምህርት መሳሪያ ነው።

ባህላዊ ሙዚቃ ይህ ባህላዊ ሙዚቃ ጎንደር አካባቢ የሚገኝ የባህላዊ ሙዚቃ አይነት ሲሆን ብዙን ጊዜ ሴቶች ጥጥ በመፍተል እና ወንዶች ደግሞ ሻሽ በማሰር የሚያሳዩት የባህላዊ ትርኢት የያዘ ነው።

ይህ አርማ የኢትዮጵያ ፌደራላዊ ዴሞክራሲያዊ የህዝብ ተወካዮች መሰብሰቢያ አዳራሽ አርማ ሲሆን ከዚህ ውስጥ ከተለያዩ የሀገሪቱ ክፍሎች የተውጣጡ በህዝብ የተመረጡ ተወካዮች የተለያዩ ህጎችን የሚያወጡበት እና የሚያጸድቁበት ቦታ ነው።

ይህ የምንመለከተው ዶሮ የዶሮ አስተራረድ ወይም የዶር አዘገጃጀትን ነው። ቅደም ተከተል የሚይሳይ ሲሆን እናቶች ለበዓል ወይም በተለያየ ጊዜ ዶሮን እንዴ ማዘጋጀት እንድሚችሉ የሚያሳይ ነው።

እዚህጋ የምንመለከተው የሀይማኖታዊ ስዕሎች ሲሆኑ የቅዱስ ጊዮርጊስ እንዲሁም የቅድስት ድግል ማርያም ስዕል አድኖ ያለበት የሀይማኖታዊ ስዕል ነው። ወይም ስዕል አድኖ በመባል ንታወቃል።

ይህ መሰረተ ልማት የኮሪደር መሰረተ ልማት ሲሆን ኢትዮጵያ እንደ አዲስ ሀሳብ በመሆን መንገዶችን የማሳመር ዘዴ የሚሰራበት የመሰረተ ልማት አይነት ነው።

ይህ የምንመለከተው ህፃናት በመሰብሰብ የታላላቅ ሰዎችን ወይም የአባቶቻቸውን እግር የማጠብ ሂደትን የሚያሳይ ፎቶ ግራፍ ነው። ይኸን በማድረጋቸው ህፃናት ምርቃትን ከወላጆቻቸው ወይም ከአባቶቻቸው በረከትን የሚያገኙበት ስርዓት ነው።

ይህ ማስታወቂያ ለመቄዶንያ እርዳታ ለማድረግ የተሰራ ማስታወቂያ ሲሆን ሜቄዶንያ የተለያዩ አረጋዊያንና አቅመ ደካሞችን በመሰብሰብ የተለያዩ እገዛዎችን የሚያደርግ ታላቅ ተቋም ነው።

በኢትዮጵያ የትምህርት ስርዓት ለአይነ-ስዉራን ወይም ማየት ለተሳናቸው ሰዎች እንደ ጽሁፍ መጻፊያ እና እንደ ማንበቢያ የሚያገለግል ብሬል ይባላል።

ይህ የምንመለክተው ብስክሌት ሲሆን አንድ ግለሰብ በራሱ ከቦታ ቦታ ለመጓጓዝ የምንጠቀምበት የተሸከርካሪ እና መጓጓዣ አይነት ነው።

በገበያዎች አካባቢ ያሉ የስራ ሁኔታዎችን ወይም የንግድ ስርዓቶችን የሚያሳይ ፎቶግራፍ ነው። ከዚህ ጋ እንመለከተው ቲማቲም ወይም ፍራፍሬዎች ሽንኩርት፣ ድንች በገበያ እንዴት የንግድ ሊውውጥ እንደሚካሃድ የሚያሳየው ነው።

ይህ የምንመለከተው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ-ክርስቲያን የክርስትና እምነት ተከታይ አማኞች የተለያዩ በዓላትን የሚያከብሩበት ባህላዊ ዘመናዊ ታሪክ ነው።

ይህ ጌጣጌጥ የቤት ማስዋቢያ ጌጣጌጥ ሲሆን ከክር የሚሰራ ባህላዊ የቤት ማስጌጫ የጌጣጌጥ አይነት ነው።

ይህ የምናየው ፎቶግራፍ ነገረ የኢትዮጵያ የሚባል ጋዜጣን የያዛ ሲሆን በዚህ ጋዜጣ ላይ የተለያዩ አምዶች ይቀሩበታል። እና የተለያዩ ፖለቲከኞች የሚቀርቡበት ከዚህ ጋ የምናየው የሰማያዊ ፓርቲ ሊቀመንበር የነበረው ኢንጂነር ይልቃል ፎቶግራፍ ነው።

ይህ በኢትዮጵያ አንድ ሰው በሞት በሚለይበት ጊዜ የሚካሄድ የለቅሶ ስነስርአት ሲሆን በተለምዶ ሰው የሞተባቸው የህብረተሰብ ክፍሎች ጥቁር በመልበስ የሚያከናውኑት የሀዘን ስነስርአት ነው።

ይህ የምንመለከተዉ ቀይ ቀበሮ ሲሆን በኢትዮጵያ ብርቅየ እንስሳት ውስጥ የሚካተት የዱር እንስሳት ሲሆን ብዙውን ጊዜ በሰሜን ተራሮች ብሄራዊ ፓርክ የሚገኝ እንስሳት ነው ።

የምንመለከተው የአባይ ባንክ አክሲዮን አርማ ሲሆን አባይ ባንክ በኢትዮጵያ በተለያዩ ከተሞች ውስጥ የተለያዩ የንግድ አገልግሎቶችን ለማሳለጥ የሚጠቅም ባንክ ነው የግል ባንክ።

ይህ የግብርና አይነት ሙዝ የግብርና ስራ የሚከናወንበት ቦታ ሲሆን ሙዝን በመስመር በመትከል እና የተለያዩ ዉሃ በማጠጣት የግብርና ሙዝን ምርት ለማሳደግ የምንጠቀምበት የግብርና ስራ ነው።

ይህ የምንመለከተው የኢትዮጵያ አየር መንገድ የሚጠቀምበት የኢትዮጵያ አውሮፕላን ሲሆን በአየር ላይ መንገደኞችን ወይም ተሳባሪዎችን ከቦታ ከቦታ ወይም ከአንድ አገር ወደ አንድ አገር ለማጓጓዝ የሚያገለግል የመጓጓዣ አይነት ነው።

ይህ የምንመለከተው የባህላዊ የህክምና አይነት ሲሆን እሱም ወጌሻ በመባል የሚታወቅ ባህላዊ ህክምና ሲሆን ሰዎች ባጋጣሚ አጥንታቸው በሚሰበርበት ጊዜና ወለምታ በሚገጥማቸው ጊዜ በባህል ሀኪም አማካኝነት የሚካሄድ ባህላዊ የህክምና አይነት ነው።

ይህ የምንመለከተው ቦታ ኳስ ሜዳ ወይም ስታዲየም በመባል ይታወቃል። ይህ ቦታ የተለያዩ ስፖርታዊ ክንውኖችን ለማከናወን ወይም ለማካሄድ የምንጠቀምበት ስፍራ ነው።

ይህ የምንመለከተው ማስታወቂያ ሲሆን የማስታወቂያ አማን ዲጂታል አድቨርታይዝድ ሲስተምን ለማስተዋወቅ የሚጠቀሙበት የማስታወቂያ አይነት ነው።

ይሄ የምንመለከተው የሙዚቃ ትርዒት የተለያዩ ርዕሰ ክፍል ውስጥ ያለው ቆንጃጅቶች በጋራ በመሆን የተለያዩ ባህላዊ ጭፈራዎችን የሚያሳዩበት የሙዚቃ ስርዓት ነው።

ጀልባ ጃልባዎች በሀይቆ አካባቢ ለምሳሌ በጣና ሀይቅ ፣ በሀዋሳ ሀይቅ እንዲሁም በተለያዩ ሀይቅ ያለባቸው አካባቢወች ለመጓጓዣነት የሚያገለግሉ የትራንስፖርት መንገዶች ወይም ተሽከርካሪወች ናቸው።

ይህ የምንመለከተው ምስል ሴቶች እና ወንዶች የአሽንዳ በዓል በሚያከብሩበት ጊዜ የሚያደርጉት የጭፈራ አይነት እና የሚያሳዩት የአለባበስ አይነት ነው።

ይህ የሽመና ስራ ይባላል። በባህላዊ መንገድ ሸማኔዎች የተለያዩ የባህል አልባሳትን ለማከናወን ወይም ለመስራት የሚጠቀሙበት መሳርያ ነው።

ይህ የዜና አገልግሎት ማሰራጫ ጣቢያ ሲሆን አሚኮ በቴክህኖሎጅ ወይም አማራ ሚዲያ ኮርፖራሽን በቴክህኖሎጅ ልህቀት ወስጥ ያለውን ተደራሽነት እና አገልግሎት ለማስተላለፍ የሚጠቀምበት የዜና መልዕክት ነው።

ይህ ሙዚቀኛ አስቻለው የሚባል ሙዚቀኛ ሲሆን የጎንደርን ባህል ወይም ስለጎንደር አሞራው ካሞራ የሚለውን ሙዚቃ ሲዘፍኑ የተነሳ ፎቶ ነው።

ይህ የመጓጓዣ አይነት ባቡር በመባል ይታወቃል። ባቡር በጣም በርከት ያሉ እቃዎችን ከቦታ ቦታ ለማጓጓዝ እና የንግድ ስራዎችን ለማሳለጥ የምንጠቀምበት የመጓጓዣ አይነት ነው።

ይህ የቤት ዕቃ ስፋ ይባላል ቤታችን ውስጥ ሳሎን አከባቢ መቀመጫነትና መዝናኛነት የምንጠቀምበት በጣም አስፈላጊ የሆነ የቤት ዕቃ ነው።

እነዚህ የቤት እንስሳ ላም ወይም በሬ በመባል የሚታወቁ ለማዳ የቤት እንስሳ ሲሆኑ ለህብረተሰቡ ለእርሻ አገልግሎትና የወተት ተዋፅዖዎችን ለማቅረብ ወይም ለመስጠት የሚጠቅሙ የእስሳት አይነት ናቸው።

ይህ የምግብ አይነት ኩኪስ በመባል ይታወቃል። ከተለያዩ የስዴ ተዋፆዎችና የክሬም ተዋፆዎች የሚዘጋጅ የምግብ አይነት ሲሆን ለህፃናት ለተለያዩ ዝግጅቶች ለልደት የሚያገለግል የምግብ አይነት ነው።

የባህላዊ ሙዚቃ ተወዛዋዦችን የሚያሳይ ፎቶግራፍ ሲሆን በኢትዮጵያ የሙዚቃ ባህል ባህላዊ የጭፈራ ስነስርዓትን የሚያሳይ ስርአት ነው።

ህግ አስከባሪዎች ሲሆኑ ጥፋተኛ የሆነ፣ ህግን የጣሰን አካል ወደ ፍትህ ወይም ወደ ህግ ለማቅረብ የሚያድርጉትን ተጋድሎ የሚያሳይ ፎቶግራፍ ነው።

ይህ ፎቶ ግራፍ የኢትዮጵያ ህግ አስከባሪ ወይም የፖሊስ አባላትን ፎቶ ግራፍ የሚያሳይ ሲሆን ይህ የፖሊስ አባላት ህግን ለማስከበር የሚያሳዩትን ስርአት የሚያሳይ ነው ።

ይህ የጸጉር አሰራር የሴት ህጻናት የጸጉር አሰራር አይነት ሲህን ህጻናትን የተለየ እይታና ውበት እንድኖራቸው ለማስቻል የሚጠቀሙት የሴቶች የጸጉር አሰራር ዘዴ ነው።

ይህ ሱፐር ማርኬት ሱፐር ማርኬት የተለያዩ ዘይት ግብዓቶችን የያዘ ሲሆን ለህብረተሰቡ የዘይት እና ሌሎች ምርቶችን ለማስተላለፍ እና ለማከፋፈል የሚያገለግል ሱቅ ነው።

ይህ የምንመለከተው አርማ የባህርዳር ከነማ የስፖርት ክለብ አርማ ሲሆን ባህርዳር ከነማ የስፖርት ክለብ በባህርዳር ከተማ የሚገኝ በኢትዮጵያ ፕሪሚየር ሊግ የሚሳተፍ የባህርዳር ከተማ የስፖርት ቡድን ነው።

የተቆለፈበት ቁልፍ የሚል የኢትዮጵያውያን ደራሲ የፃፉት የኢትዮጵያ ልብ ወለድ ሲሆን በውስጡ በጣም ብዙ ስለ ህይወታችን የሚያስረዳ የተለያየ ይዘቶችን የያዘ መፅሀፍ ነው ።

ይህ ምግብ ብፌ በመባል ይታውቃል። ብዙውን ጊዜ በጾም ወይም በፍስክ ጊዚው ከተለያዩ የጾም ምግቦች እና የፍስክ ምግቦች የሚዘጋጅ የምግብ አይነት ሲሆን የተለያዩ የሰርግ ለልደት ወይም ለሌላ አገልግሎቶች የሚውል ነው።

ይህ የመጠጥ አይነት ሬድ ሌብል የሚታወቅ የመጠጥ አይነት ሲሆን ውስኪ እንለዋለን ባለሀብቶች ብዙውን ጊዜ ለመዝናናት ወይም ለመጠጥነት የሚጠቀሙበት የመጠጥ አይነት ነው።

የቤት መኪና ይህ የቤት መኪና ብዙውን ጊዜ ባለሃብቶች የሚጠቀሙበት የመኪና አይነት ሲሆን ሰዎች በግላቸው በመግዛት ከቦታ ቦታ ለመንቀሳቀስ የሚጠቀሙበት የመጓጓዣ አይነት ነው።

ይህ የምንመለከተው የዩኒቨርስቲ ተማሪዎች በዩኒቨርስቲ በተመደበላቸው የመመገቢያ አዳራሽ ውስጥ የሚያደርጉት የምገባ ስነስርዓትን የሚያሳይ ነው።

ይህ የምንመለከተው ሰልፍ በህዝቦች ዘንድ የሚካሄድ ሰልፍ ሰላማዊ ሰልፍ ሲሆን ህዝቦች የተለያየ ነገር ሲገጥማቸው ለመንግስት ወይም ለአመራሩ አካላት የተለያዩ ጥያቄዎችን የሚያቀርቡበት ፖለቲካዊ መንገድ ነው።

ይህ የምንመለከተው ፎቶ ግራፍ ኳስ ሲሆን በስፖርት ጨዋታ ጊዜ የምንጠቀምበት የስፖርት አይነት ነው።

አባይ ባስ፦ እሂ ባስ የህዝብ ተሽከርካሪ በመሆን የሚያገለግል ሲሆን ህዝቦችን ከቦታ ቦታ ወይንም ከክልል ወደ ክልል አገር አቋራጭ ጉዞወችን ለማካሄድ የምንጠቀምበት የመጓጓዣ አዪነት ነው።

ይህ ፍራፍሬ ስለበቆሎ ወይም የበቆሎ ፍራፍሬ ሲሆን በቆሎን ቀቅሎ እንዴት መጠቀም እንዳለበት አንድ ሰው ቀቅሎ መጠቀም እንዲሁም ለገበያ ማቅረብ እንዴት እንደሚችል የሚያሳይ ፎቶግራፍ ነው።

እነዚህ ጌጣጌጦች ከተለያየ የአበባና የተለያዩ ፕላስቲክዎችን በመጠቀም የሚሰሩ የቤት ማስጊጫ ወይም ጌጣጌጦች ሲሆኑ በባህላዊ መንገድ ወይም በዘመናዊ መንገድ በመስራት ለተለያዩ ለሽምግልና ለሌሎች አገልግሎቶች የሚውሉ የቤት ማስጊጫ የሚያገለግሉ ናቸው። እንዲሁምለስጦታ የሚያገለግሉ።

ይህ የባህላዊ ሙዚቃ መሳሪያ ክራር በመባል ይታወቃል። ክራር የባህላዊ ሙዚቃ መሳሪያዎች ውስጥ የሚመደብ አንዱ ሲሆን ሙዚቀኞች ራሳቸው ክራሩን በመጫወት የተለያዩ ድምፆችን በማዜም የተለያዩ ጣእም ዘማዎችን የሚያፈልቁበት መሳሪያ ነው።

የባህርዳርና ብልጽግና ፓርቲ አባላትና አመራሮች ከቃል እስከ ባህል በሚል መፈክር ከጥር አራት ጀምሮ የሚያደርጉትን ኮንፈረንስ የሚያሳይ ነው።

ይህ የታዋቂ ሰው አርበኛ ዘመነ ካሴ በመባል የሚታወቅ ሲሆን የጎጃም የአማራ ፋኖ በጎጃም ትግል የሚመራ ነው።

ይህ የምንመለከተው የጎርጎራን ሀይቅን እና መሰረተ ልማትን ሲሆን ጎርጎራ በጣና ሀይቅ ዳርቻ የሚገኝ ታሪካዊ ቦታ ነው።

ይሄ የምንመለከተው ባጃጅ ሲሆን ባጃጅ ለተለያዩ ለመጓጓዣነት አገልግሎት የሚውል ሲሆን ሰዎች እና የተለያዩ እቃዎች ከቦታ ከቦታ ለማጓጓዝ እንጠቀምበታለን።

ይህ አርማ የኢትዮጵያ ተክኒካል ዩኒቨርሲቲ አርማ ሲሆን ይህ ቴክኒካል ዩኒቨርሲቲ የተለያዩ ተማሪዎችን ከተለያዩ የሀገሪቱ ክፍሎች በመቀበል ቴክኒካል በሆነ ሁኔታ ተማሪወችን ብቁ የሚያደርግ ዩኒቨርሲቲ ነው።

ይህ የምንመለከተው ምስል የደሮ ወጥ ሲሆን ደሮ ወጥ በኢትዮጵያ በጣም ተወዳጅ የሆነ የፍስክ ምግብ ሲሆን ብዙውን ጊዜ በአል በሚደርስበት አካባቢ የሚዘጋጅ ምግብ ነው።

የፀጥታ ኃይል በኢትዮጵያ የተለያዩ የፀጥታ ችግር ባለባቸው አካባቢዎች የብረተሰቡን ሰላም ለማስከበር የሚያገለግሉ የተለያዩ የህብረተሰቦች ክፍሎች ናቸው።

ይህ የምንመለከተው የግብርና ስራ ሲሆን ሩዝ እንዴት ማምረት እንዳለብን እና እንዴት ማከናወን እንዳለብን የሚያሳይ የግብርና ስራ ነው።

በኢትዮጵያ ያለውን የስራ ሁኔታ የሚያስረዳ ፎቶግራፍ ሲሆን ስራ በኢትዮጵያ ምን ያህል አስፈላጊ እንደሆነ እና የተለያዩ በርካታ ነገሮችን በመስራት ምን ያህል ጥቅም ማግኘት እንደምንችል የሚያስረዳ ፎቶ ነው ።

ይሄ የምንመለከተው ስእል በኢትዮጵያ ኦርቶዶክስ ቤተ-ክርስቲያን ሀይማኖት እምነት ተከታዮች ውስጥ የእመቤታችን ቅድስት ድንግል ማርያም እረፍቷ ለመግለጽ የሚያሳይ ስነ-ስእል ነው።

ይሄ የመዝናኛና የመናፈሻ ቦታ ባህር ዳር ጣና ሀይቅ አካባቢ የሚገኝ መናፈሻ ቦታ ሲሆን የተለያዩች አዋዕፎች በጣና ሐይቅ የሚያደርጉት ትርዒት የሚያሳየው ነው።

ይህ የምንመለከተው መሰረተ ልማት የባቡር ሀዲድ ሲሆን የባቡር ሀዲድ ባቡሮች ከቦታ ቦታ የተለያዩ የህብረተሰብ ክፍሎችን እና እቃዎችን ለማጓጓዝ የሚያገለግሉ የመጓጓዣ አይነቶች ናቸው።

ይህ አትክልትና ፍራፍሬ ሽንኩርት በመባል የሚታወቅ አትክልትና ፍራፍሬ ሲሆን ይህ ፍራፍሬ ለምግብ ማጣፈጫነት እና ለሌሎችም የተለያዩ ምግቦችን ለማጣፈጥ የምንጠቀምበት ወሳኝ የሆነ የምግብ ግብአት ነው ።

በኢትዮጵያዊ፤ በኢትዮጵያ በባህላዊ፤ የኢትዮጵያ ባህላዊ ሰርግ ክንዋኔ የህብረተሰብ ክፍሎች የሚያደርጉትን የሰርግ ስነስርአት እና የጭፈራ ስነስርአት የሚያሳይ።

ይህ ሆቴል ቤንማንስ ሆቴል በመባል ይታወቃል። በባህር ዳር ከተማ የሚገኝ የምግብ እና የመኝታ አገልግሎትን ለመስጠት የሚያገለግል ሆቴል ነው።

ይህ የግብርና ስራ የሰብል መውቃት ስነ -ስርዓት ሲሆን አርሶ አደሮች እህላቸውን ለመውቃት በባህላዊ መንገድ የሚጠቀሙበት ዘዴ ነው።

ይች እንስሳት ድመት ትባላለች። ድመት በቤት ውስጥ የምትገኝ ውድ ወይም ለማዳ የቤት እንስሳት ስትሆን በቤት ውስጥ ህፃናት መጫዎቻ ወይም አይጥን በማደን የምታገለግል የቤት እንስሳት ናት።

ይህ ታንኳ ወይም የአሳ ማስገረያ ሲሆን በባህላዊ መንገድ አሳን ከሀይቅ ውስጥለማስገር ወይም ለማጥመድ የምንጠቀምበት የባህር ትራንስፖርት ዘዴ ነው።

ሸንኮራ አገዳ ይህ ሸንኮራ አገዳ ለተለያዩ ለስኳር ወይም ወይም ለምግብ አገልግሎት የሚውል ፍራፍሬ ወይም ከአትክልትና ፍራፍሬ የሚመደብ ነው።

የአዋቂዎች ትምህርት ዕድሜያቸው ለትምህርት ያልደረሰ ወይም ትምህርታቸውን ያቋረጡ ሰዎች ዕውቀትና ክህሎት እንዲያገኙ ይረዳል።

የኢትዮጵያ ጠቅላይ ሚኒስቴር ዶክተር አብይ አህመድ አሊ ከጅቡቲው ጠቅላይ ሚኒስቴር ጋር የሚያደርጉት የሰላም ስምምነት በቱርክ ፕሬዚዳንት አማካኝነት የሚያደርጉት የሰላም ስምምነት የሚያሳይ ፎቶግራፍ ነው።

ይህ የቤት እቃ የጫማ መደርደሪያ ሲሆን ሴቶች ጫማቸውን በተለያየ ከለር እና በተለያየ ዲዛይን ለማስቀመጥ የሚያገለግል ጥሩ የሆነ የቤት እቃ ነው።

ይህ እንስሳ ጉርጥ እሚባል ሲሆን ጉርጥ ብዙውን ጊዜ ዉሀ ውስጥ የሚኖር አካላት ሲሆን ውሀ ውስጥ በመኖር የሚታወቅ እንስሳ ነው።

ይህ የምንመለከተው የእርሻ በባህላዊ መንገድ የእርሻ ስነስርአትን የሚያሳይ ሲሆን በገጠር አካባቢ የሚገኙ አርሷደሮች በባህላዊ መንገድ በሬን በመጠቀም መሬታቸውን በማለስለስ የተለያዩ ምርቶችን ለማምረት የሚያከናውኑት የስራ አይነት ነው።

ይህ ፎቶግራፍ ስለፓስቸራይዝድ የሚያሳይ የሚያሳስብ ማስታወቂያ ሲሆን ስለፓስቸራይዝድ ወተት አጠቃቀም እንዲሁም በጤና ላይ ስላለው አስተዋፅኦ የሚያስረዳ ነው::

እንህ የምናያቸው ፖለቲከኞች አቶ ገዱ አንዳርጋቸው፣ ዶክተር አብይ አህመድ፣ አቶ አገኘሁ ተሻገር የሚያሳይ ፎቶግራፍ ነው።

ፋሽን በባህል፣ በቴክኖሎጂ፣ በኢኮኖሚና በፖለቲካዊ ሁኔታዎች ተፅዕኖ የሚፈጥርና የሚንፀባረቅበት ክስተት ነው።

የፀጉር አሰራር ይህ የፀጉር አሰራር ሴቶች በተለያየ የዲዛይን ፀጉራቸውን በመስራት ወበታቸውን ለመጨመር የሚጠቀሙበት የፀጉር አሰራር ዘዴ ነው።

ጋዜጠኛ፡ጋዜጠኛ እንግዲህ የአማራ ሚድያ ኮርፖሬሽን ጋዜጠኛ ሲሆን ዜናን በማንበብ ላይ ይገኛል። ስለ ሩዝ ማፈልፈያ ማሽን የሚገልፅ ዜና ነው ።

ይሄ የምንመለከተው በባህላዊ መንገድ አርሶ አደሮች ወይም በአካባቢው ማህበረሰቦች የተሰራ ድልድይ ሲሆን አንድን ባህር ወይም አንድን ወንዝ ለመሻገር በክረምትም ሆነ በበጋ እኝደፈለገ ለመንቀሳቀስ የሚያስችል ድልድይ ነው።

ይህ የምንመለከተው ሀይማኖታዊ አግልግሎት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስርአት አባቶች ትምህርቶችን ለምዕመናን ሲያስተላልፉ የሚያሳይ ምስል ነው ።

ይህ የምንመለከተው ባህላዊ የጌጣጌጥ አይነት ሞሰብ በመባል ይታወቃል ሞሰብ ቤቶችን በተለያየ ዲዛይን ለማስጌጥ የሚያገለግል የቤት እቃ ነው።

ቡና ቤቶች ብዙውን ጊዜ መክሰስና ቀላል ምግቦችን የሚያቀርቡ ሲሆን ምግብ ቤቶች ደግሞ ሙሉ ምናሌ ያላቸው የተለያዩ ምግቦችን ያቀርባሉ።

ይህ ነጠላ ጫማ በመባል ይታወቃል ወንዶች ወይም ሴቶች እቤታቸው በሚውሉበት ጊዜ የሚጠቀሙት የጫማ አይነት ነው።

ይህ የሙዚቃ ቡድን ድንቅ ምድር በመባል የሚታወቅ የባህል ሙዚቃ ቡድን ተወዛዋዥ ሲሆን የተለያዩ ሙዚቃዎችን በማቅረብ የሚታወቅ ነው።

ይህ አርማ የመቅደላ አምባ ዩኒቨርስቲ አርማ ሲሆን በኢትዮጵያ ካሉ ከፍተኛ የትምህርት ተቋማት ውስጥ አንዱ እና የተለያዩ ተማሪዎችን በማስገባት የተለያዩ የትምህርት አይነቶችን በመስጠት ምሁራንን እያፈራ የሚገኝ ተቋም ነው።

ጸጉር የህጻናት የጸጉር አሰራር የሚያሳይ ሲሆን ህጻናት በተለያየ የጸጉር አሰራር በመስራት እንዴት መዋብ እንዳለባቸው የሚያሳይ ነው።

ይህ የጌጣጌጥ አይነት የወርቅ ቀለበት ሲሆን ሴቶች በሚያገቡበት ጊዜ ወይም ለጌጣጌጥ በጣታቸው በማድረግ የሚጠቀሙበት የጌጣጌጥ አይነት ነው።

ይህ ሆቴል ጎዛመን ሆቴል በመባል የሚታወቅ ሲሆን የተለያዩ የምኝታ ና የምግብ አገልግሎቶችን ለህብረተሰቡ የሚሰጥ ነው።

ይህ ስነ ህንፃና ግንባታ የአፄ ቴዎድሮስን ስነ ስዕል ወይም ሀውልት የሚያሳይ ሲሆን አፄ ቴዎድሮስ ለኢትዮጵያ ያደረገውነሰ አበርክቶና ተጋድሎ የሚያሳይ ኪነ ህንፃ ነው።

ይህ የምናየው አርማ የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ሲሆን የአዲስ አበባ ከተማ ትምህርት ቢሮ ለ አዲስ አበባ ከተማ ነዋሪዎች የትምህርት አግልግሎት ለመስጠት የሚያገለግል የመንግስት መስሪያ ቤት ነው ።

እንጀራ በሽሮ ይህ የምንመለከተው እንጀራ በሽሮ ወጥ ሲሆን በኢትዮጵያ በጣም ተወዳጅ የሆነ የምግብ ዓይነት እና አብዛኛውን የኢትዮጵያ ማህበረሰብ በቀን በቀን የሚመገበው የምግብ አይነቶች ነው።

ይህ የባህላዊ መጓጓዣ አይነት ጋሪ በመባል ይታወቃል። ይህ ጋሪ ፈረስ ላይ በመጫን የተለያዩ እቃዎችና ሰዎችን ከቦታ ቦታ ለማጓጓዝ የምንጠቀምበት ባህላዊ የመጓጓዣ አይነት ነው።

ይህ የመኖሪያ ቤት ጎጆ በመባል ይታወቃል። ጎጆ በገጠራማ አከባቢዎች በባህላዊ መንገድ ሳርን በመጠቀም የሚሰራ የመኖሪያ ቤት አይነት ነው።

ይህ የግብርና ስራ የእርከን ስራ በመባል ይታወቃል። እርከን አገልግሎቱ የመሬት ወይም ለም አፈር በግርፍ ታጥቦ ወደሌላ ቦታ እንዳሄድ አፈርን ለመጠበቅ የሚያስችል የግብርና ስራ ነው።

ይህ የምንመለከተው የልብስ ሰፊንና የልብስ ስፌት ማሽን ሲሆን የተለያዩ ልብሶችን ለህብረተሰቡ የሚሰራ የስራ አይነት ሲሆን ፤

ይህ የምንመለከትው ምስል የባህር ላይ ትራንስፖርትን የሚያሳይ ምስል ሲሆን የተለያዩ ዜጎች ከተለያየ ሀገሪቱ ክፍል ወደተለያየ ሃገሮች የሚያደርጉት የጉዞ ሁኔታን የሚያሳይ ነው

የጭቃ ቤት አሰራር ሲሆን የጭቃ ቤት ፤ የጭቃ የመኖሪያ ቤት በእንጨት እና በጭቅ በማድረግ የገጠራማ አካባቢዎች እንዲሁም በቀጠናዋ የሚኖሩ የተወሰኑ ሰዎች ለመኖሪያነት አገልግሎት የሚጠቀሙበት የመኖሪያ ቤት አይነት ነው።

ይሄ አትክልትና ፍራፍሬ ሽንኩርት፣ ድንች፣ ካሮትና የመሳሰሉት የአትክልትና ፍራፍሬ የያዝ ሲሆን በተለያዩ ሱቆች ለብረተሰቡ ለማከፋፈል የተዘጋጀት የአትክልትና ፍሬ ምርት ነው።

ይሄ ምንመለከተው የዱር እንሰሳ ዋሊያ በመባል ይታውቃል ።ዋሊያ ከብርቅዪ የዱር እንሰሳቶች መካከል የሚመደ ሲሆን ለቱሪስት መስህብነት የሚያገለግል ብርቅዪ የዱር እንስሳት ነው።

ይህ የምንመለከተው የፈጠራ ስራ ተማሪዎች የሰሩት አውርፕላን የፈጠራ ስራ ነው ።ተማርዎች የተለያዩ ግብአቶችን በመጠቀም የሰሩት አውርፕላን የፈጠራ ስራ ነው።

ይህ መሠረተ ልማት ድልድይ ሲሆን አንድን ቦታ ከሌላ ቦታ ለማገናኘት የምንጠቀምበት መሠረተ ልማት የመንገድ መሠረተ ልማት ነው።

ይህ የምንመለከተው የእጅ ጋሬ ሲሆን እቃዎችን ከቦታ ቦታ ለመንቀሳቀስ የምንጠቀምበት በእጅ የሚገፋ መሳሪያ ነው ።

ይህ ቦታ ፈረስ እና ተፈጥሮ ሜዳ ያለበት አካባቢ ሲሆን ፈረሶች የእለት ምግባቸውን እየበሉ እናያለን።

ይህ ታዋቂ ሰው አርቲስት ጥላሁን ገሰሰ በመባል የሚታወቅ ሲሆን ይሄ ሙዚቀኛ በጣም በርካታ ሙዚቃዎችን ለአለም ህዝብ ያደረሰ ነው።

ይህ የምንመለከተዉ ባህልና ጥበብ የክራር ጨዋታ ሲሆን ሙዚቀኞች የተለያዩ ዜማዎችን ለማዜም እንደ ድምፅ ማቀነባበር የሚጠቀሙበት ባህላዊ የሙዚቃ መሳሪያ ነው ።

ይህ አርማ በኢትዮጵያ የእርሻና የተፈጥሮ ሃብት ሚኒስቴር የሚጠቀመው አርማ ሲሆን በኢትዮጵያና በእርሻና የተፈጥሮ ሃብት ሚኒስትር እንደአርማነት ሆኖ የሚያገለግል መለያ ነው።

የምግብ ብክነት የአካባቢንና የኢኮኖሚን ኪሳራ የሚያስከትል ዓለም አቀፍ ችግር ሲሆን መቀነስ ይኖርበታል።

የእስልምና ሀይማኖት ተከታዮች በጁማ ሰአት የሚያደርጉትን ሀይማኖታዊ ስነ ስርአት ወይም የሶላት ስነ ስርአት የሚያሳይ ነው።

እዚህጋ የምንመለከተው በትግራይ ክልል የተደረገ የሰልፍ ስነስርዓት ሲሆን በትግራይ ለገጠመው የፖለቲካ ቀውስ ለማስተካከል የተደረጉ የህብረተሰብ ክፍሎች የሰልፍ ስነስርአት ነው።

መዶሻ ወይም መርኬሎ በመባየሚታወቅ ሲሆን ቤትን ለመስራት እንድሁም የተለያዩ ነገሮችን በሚስማር ለማገናኘት የምንጠቀምበት መሳሪያ ነው።

ፍቅራ አዲስ ነቃ ጥበብ ይቺ እርቲስት በዘመናዊና ባህላዊ ሙዚቃ የምትታወቀው ታዋቂና አንጋፋ የሆነች የሙዚቃ ባለሙያ እና ሴት አርቲስት ናት።

የመጓጓዣ አይነቶች በመሬት፣ በውሃና በአየር የሚከፈሉ ሲሆን እያንዳንዱ የራሱ የሆኑ ተሽከርካሪዎች አሉት።

ይህ እጽዋት አተር በመባል የሚታወቅ የእጽዋት አይነት ሲሆን ብዙውን ጊዜ ለምግብነት የምንጠቀምበት የእጽዋት እና ፍራፍሬ አይነት ነው። ለሽሮ እና ለተለያዩ ምግብ ግብአት የምንጠቀምበት የጥራጥሬ እና የእጽዋት አይነት ነው።

ይኸ የምንመለከተው የጣውላ ስራ ሲሆን የጣውላ ስራ ወጣቶች በመደራጀት ወይም በግል የተለያዩ የቤት እቃዎች እና የቢሮ እቃዎች ለማምረት የሚሰሩት የስራ ዘርፍ ነው።

ይህ የምንመለከተው የምግብ አይነት ሽሮ በመባል ይታወቃል:: ሽሮ በኢትዮጵያ በጣም ታዋቂ እና ተወዳጅ የሆነ የምግብ አይነት ነው::

ይህ መሠረተ ልማት በኢትዮጵያ ቴሌ ኮሙኒኬሽን አገልግሎት ዘርፉን ለማሳለጥ እና የቴሌቪዥን ስርጭት ዘርፉን ለማሳለጥ የሚያገለግል የመሠረተ ልማት ተቋም ነው።

ይህ እምንመለከተው የንግድና ግብይት ቦታ የተለያዩ የኤሌክትሮኒክሶችን ለመሸጥ የሚያከክል የንግድና ግብይት ቦታ ሲሆን ቴሌቪዥኖችን፣ ማጠቢያችን ማሽኖችን እንዲሁም ማሞቂያ ማሽኖችን መሸጥ የት

ይህ የምንመለከተው መኖሪያ ቤት ሲሆን ይህ የመኖሪያ ቤት በዘመናዊ መልኩ በተለያየ ድዛይኖችና በሚያምር ድዛይኖች የተሰራ የመኖሪያ ቤት ሲሆን ብዙውን ጊዜ ከተማ አካባቢ የሚሰራ የመኖሪያ ቤት አይነት ነው።

ይህ የምንመለከተው የፓርላማ ወይም የህዝብ ተወካዮች ምክር ቤት ወይም የመንግስት የከፍተኛ ባለስልጣናት ተሰብስበው የተለያዩ ውሳኔዎችን ለማጽደቅ የሚጠቀሙበት የፖለቲካል ዘዴ ነው።

የማስታወቂያ ዓላማ የሸማቾችን ትኩረት በመሳብ፣ የምርት ግንዛቤን በመፍጠርና በመጨረሻም ሽያጭን ማሳደግ ነው።

ይህ ቤት ሆቴል በመባል የሚታወቅ ሲሆን ቋራ ሆቴል ይባላል ።በጎንደር አካባቢ የሚገኝ ሆቴል እና ምግብ ቤት ነው ።

የዶሮ እርባታ ለምግብነት የሚውሉ የቤት እንስሳት ሲሆኑ፣ ቀበሮዎች ደግሞ በዱር ውስጥ ብልሆችና አዳኞች በመሆን ይታወቃሉ።

ጣይቱ መናፈሻ ይህ መናፈሻ በባህርዳር ከተማ በጣና ሐይቅ ውስጥ የሚገኝ መናፈሻ ሲሆን ሰዎች በትርፍ ጊዜያቸው እየሄዱ የሚዝናኑበት ቦታ ነው።

ይህ አርማ የኢትዮጵያ ንግድ ባንክ መለያ አርማ ሲሆን የኢትዮጵያ ንግድ ባንክ በመንግሥት ተቆጣጣሪነት የንግድ ስራዎችን የሚያቀላጥፍ የባንክ አይነት ነው።

ይህ የምንመለከተዉ ስነ ህንፃ እና ግንባታ በጎንደር የሚገኝ ታሪካዊ የሆነ የግንባታ አይነት ሲሆን ፋሲለደስ ግንብ የሚባል ታሪካዊ ህንፃ ነው ።ጥምቀትን ለማክበር የሚያገለግል ታሪካዊ ስፍራ ነው ።

ዘመናዊ የቤት ዕቃዎች ቦታን በአግባቡ ለመጠቀምና ብዙ ተግባራትን በአንድ ላይ ለማከናወን የሚያስችሉ ዲዛይኖች አሏቸው።

በኢትዮጵያ ኦርቶዶክስ ተዋህዶ አምነት ተከታይ አባቶች የሚያከናዉኑት የስብሰባ ወይም የትምህት ስርዓት ነው::

የምንመለከተው የዱር እንስሳ የሜዳ አህያ በመባል የሚታወቅ ሲሆን ይህ የዱር እንስሳ ብርቅየ የዱር እንስሳ ከሚባሉ በኢትዮጵያ ውስጥ ከሚገኙ እንስሳቶች መካከል ውስጥ የሚመደብ ብርቅየ የዱር እንስሳ ነው።

የጤና አገልግሎት በሽታዎችን መከላከልንና ማከምን የሚያካትት ሲሆን የዜጎችን ጤናማ ሕይወት ለማረጋገጥ ወሳኝ መሠረታዊ አገልግሎት ነው።

ይሄ የግብርና ምርት ስንዴ በመባል የሚታወቅ የግብርና ምርት ሲሆን በኢትዮጵያ አርሷደሮች ዘንድ በከፍተኛ ሁኔታ የሚመረት የግብርና ምርት አይነት ነው።

የማስታወቂያ መልዕክት አሳማኝ፣ አጭርና በቀላሉ የሚታወስ መሆን አለበት፤ የታለመውን ታዳሚ ስሜት የሚነካ መሆንም ያስፈልጋል።

ይህ የምትመለከቱት የቤተሰብ አባላት የባህል አልባሳትን በመልበስ ለተለያዩ ፕሮግራሞች ወይም ለተለያዩ ዝግጅቶች የሚያደርጉትን ሁኔታ የሚያሳይ ነው።

ይህ የምንመለከተው የቤት ዕቃ የውሃ ማጣሪያ ሲሆን ውሃን ከተለያዩ ነገሮች በማጣራትና በማቀዝቀዝለቤት መጠጥ አገልግሎት የሚውል ነው።

የኦንላይን ንግድና ኢ-ኮሜርስ የገበያውን ወሰን በማስፋትና ለሸማቾች ምቹ የግዢ አማራጮችን በመስጠት እያደገ ነው።

ይህ ጌጣ ጌጥ ከወርቅ የተስራ የአንገት ሀብል ሲሆን ሰዎች እራሳቸውን ለማስዋብ የሚጠቀሙበት የጌጣ ጌጥ አይነት ነው።

ይህ መሰረተ አገልግሎት የህክምና ባለሙያዎች የሰውን ልጅ ለማዳን የማያደርጉትን ርብርብ የሚያሳይ ነው።

ይህ አርማ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐፕሊክ የጉሙሩክ ኮሚሽን አርማ ሲሆን ይህ የጉሙሩክ ኮሚሽን የተለያዩ ቀረጦችን ወይም የተለያዩ ግብሮችን ለኢትዮጵያ የገቢ ምንጭ የሆነ መስሪያ ቤት ነው።

ይህ የምንመለከተው ፖለቲከኛ የባህር ዳር ከተማ አስተዳደር ምክትል ከንቲባ ሲሆን አቶ ጎሹ እንዳላማው በመባል የሚታወቅ ፖለቲከኛ ሰው ነው።

ይህ የምንመለከተው የመሰብሰቢያ አዳራሽ ያሉ ወንብሮችን የሚያሳይን ነገር ነው። ስለዚህ በአንድ መስሪያ ቤት ወይንም በአንድ ቢሮ ውስጥ በርካታ ሰውችን አሰባስቦ ለማወያየት የሚያገለግል የመወያያ አዳራሽ ነው ማለት ነው።

እዚህ ጋር የምንመለከተው የቤት እቃ ቁም ሳጥን በመባል ይታወቃል። ቤታችን ውስጥ የምንጠቀማቸውን የተለያዩ ቁሳቁሶችን እንዲሁም ልብሶችን ለማስቀመጥ የሚያገለግል ከእንጨት የሚሰራ የቤት እቃ ነው።

ይህ የምንመለከተው የተፈጥሮ አፈርን የመጠበቂያ መሳ ሲሆን አፈር በጎርፍ እና በተለያዩ የተፈጥሮ አደጋዎች ታጥቦ እንዳይሄድ ለመከላከል የምንጠቀምበት የግብርና ስራ ነው።

ማይክሮስኮፕ ማይክሮስኮፕ የህክምና መሳሪያ ሲሆን የተለያዩ በአይን ለማየት የማይቻሉ ነገሮችን አጉልተን ለማየት የምንጠቀምበት አጉልተን ለማየት የምንጠቀምበት የህክምና መሣሪያ ነው።

በኢትዮጵያ የትምህርት ስርዓት ተማሪዎች ወደ ዩኒቨርስቲ ገብተው ሲመረቁ የሚለብሱት የአለባበስ ስርዓት እና የሚያካሂዱት የምርቃ ስነስርዓትን የሚያሳይ ፎቶግራፍ ነው።

ድሀኒት መድሀኒት እንዴት ታሽጎ ወደማህበረሰቡ እንደሚደርስ ወይም ወደህብረተሰቡ እስከሚደርስ ድረስ ያለውን ሂደት የሚያሳይ ነው።

ይህ ምግብ ብስኩት ወይም ደረቅ ኬክ ሲሆን በተለያዩ ፋብሪካዎች ደርቀው ታሽገው የሚሸጡ ምግቦች ናቸው። ህፃናት እንዲሁም አዋቂዎች የሚጠቀሙት ምግብ ነው ።

ይህ የፑል ማጫወቻ ጠረጴዛ ወይም የፑል ቴብል በመባል የሚታወቅ ሲሆን ብዙን ጊዜ ወጣቶች ወይም ሌሎች የህብረተሰብ ክፍሎቸሰ ጊዜያቸውን ለማሳለፍ ወይም ለመዝናናት የሚጠቀሙበት ስፖርታዊ ጨዋታ ነው።

ይህ የቤት መገልገያ እቃ ጀሪካን በመባል ይታወቃል። ጀሪካን የተለያዩ ፈሳሽ ነገሮችን ለመያዝ እና ለማስቀመጥ የምንጠቀምበት የቤት መገልገያ እቃ ነው።

ይህ የምንመለከተዉ የንግድና ግብይት ስርአት ለጤና አገልግሎት ተቋማት ለህብረተሰቡ የተለያዩ መድሀኒቶችን ለማከፋፈል የሚጠቀሙብት የንግድ ቦታ ነው ።

ይህ የምንመለከተው በባህርዳር ከተማ የሚገኝ የዘንባባ ተክል ሲሆን የባህርዳርን መልከአ ምድር እና ገጽታ የሚያስውብ እንዲሁም ለባህርዳር ከተማ ጥሩ የሆነ መዝናኛ እና ስነ ውበት እንዲኖራት የሚያስችል ተክል ነው።

ይህ መጓጓዣ ሀገር አቋራጭ መጓጓዣ ሲሆን የተለያዩ ነዳጆችን ከቦታ ቦታ የሚያንቀሳቅስ መጓጓዣ ወይም ተሽከርካሪ ነው ።

ይህ የምንመለከተው አትክልትና ፍራፍሬ ሀብሀብ በመባል የሚታወቅ አትክልትና ፍራፍሬ ሲሆን ሀብሀብ ብዙውን ጊዜ ለተለያዩ በሽታን ለመከላከል እና ለተለያዩ አገልግሎቶች የሚውል የአትክልትና ፍራፍሬ የምግብ አይነት ነው።

ይህ ሀይማኖታዊ ስርአት ስርአተ ተክሊል በመባል ይታወቃል። በኢትዮጵያ ኦረቶዶክስ ተዋህዶ ቤተክርስቲያን ሁለት ጥንዶች በንፅህና ኑረው የሚፈፅሙት የጋብቻ አይነት ነው።

ይህ የሙዚቃ መሳሪያ ዘመናዊ የሙዚቃ መሳሪያ ከምንላቸው ውስጥ ሲሆን የተለያዩ ከበሮ እና ሌሎችም ዘመናዊ የሙዚቃ መሳሪያዎችን የያዘ ነው።

ይህ አትክልት እና ፍራፍሬ አናናስ በመባል የሚታወቅ የፍራፍሬ አይነት ሲሆን አናናስ ለጤናችን ብዙ ጥቅምን የሚሰጥ ከአትክልትና ፍራፍሬዎች ውስጥ የሚመደብ በጣም ውድ እና ጥሩ የሆነ የአትክልትና ፍራፍሬ አይነት ነው።

ይህ የምንመለከተው ጸናጽል ሲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንደ ሃይማኖታዊ ስርአቶች ለማከናወን የሚያገለግል ድምፅ የሚያወጣ መሳሪያ ነው።

ይህ የምንመለከተው የተለያዩ ፋሽኖችን ለህዝብ ለማስተዋወቅ የሚደረግ ፋሽን ሾው በመባል የሚታወቅ ሲሆን ባህላዊ እና ዘመናዊ አልባሳትን በመልበስ ለህብረተሰቡ ማስታወቂያ የሚሰራበት ሂደት ነው።

ይህ ስነ ህንፃ ቤተ-ክርስቲያን ወይም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የቤተ ክርስቲያን ስነ ህንፃ ሲሆን የክርስትና እምነት ተከታይ የማህበረሰብ ክፍሎች የሚያመልኩበት ስነ ህንፃ ነው።

እነዚህ እንስሳቶች ግመል በመባል ይታወቃሉ ብዙውን ጊዜ ብበርሃማ አካባቢዎች የሚኖሩ የእንስሳት አይነት ሲሆን የተለያዩ እቃዎችን ከቦታ ቦታ ለማጓጓዝ የሚያገለግሉ የበረሃ እንስሳት ናቸው።

ይህ የምንመለከተው ጭላዳ ዝንጀሮ ሲሆን በኢትዮጵያ ከብርቅየ እንስሳቶች የዱር እንስሳቶች ውስጥ የሚካተት ነው።

ይህ መሳሪያ አዷማ በመባል የሚታወቅ መሳሪያ ሲሆን የተለያዩ አትክልቶችን ለመትከል ፤እንዲሁም አፈር እንዲያገኙ ለማድረግ የሚያስችል በአርሶ አደር ዘንድ ተወዳጅ የሆነ ወይም ተፈላጊ የሆነ መሳሪያ ነው።

ጭላዳ ዝንጀሮ በኢትዮጵያ ብርቅየ እንስሳት ከምንላቸው አንዱ ሲሆን በሰሜን ተራሮች አካባቢ የሚገኝ ብርቅየ የዱር እንስሳት መካከል ይመደባል።

ይህ የግብርና ምርት ገብስ በመባል የሚታወቅ የግብርና ምርት ሲሆን ለምግብነት እንድሁም ለተለያዩ አገልግሎቶች የሚውል የፍራፍሬ አይነት ነው።

አርቲስት ደራሲ እንድሁም የዜማ ደራሲ የሆነው አርቲስት አበበ ብርሃኔ ይባላል። በድርሰት ሙያው ወይ በተለያዩ ዜማዎች እና ሙዚቃዎቹ በመድረስ የሚታወቅ ታዋቂ የሆነ የዜማ የሙዚቃ እንድሁም የግጥም ደራሲ ነው።

ይህ የምንመለከተው የጭስ አባይ ፏፏቴ ሲሆን ጭስ አባይ ፏፏቴ በኢትዮጵያ በባህርዳር ወይም በአማራ ክልል ባህርዳር ከተማ 15 ኪሎ ሜትር ርቀት ላይ የሚገኝ የቱሪዝም ቦታ ነው።

ይህ የምንመለከተው ምስል ባህላዊ የመኖሪያ ቤት አሰራር ዘዴ ሲሆን በተለምዶ ጎጆ በመባል ይታወቃል። ጎጆ በገጠራማ አካባቢዎች ለመኖሪያ ቤትነት የሚያገለግል የቤት አይነት ነው።

ይህ የምንመለከተው ሞሪንጋ ወይም ሽፈራው በመባል የሚታወቅ ምርት ሲሆን ይህ ሞሪንጋ ወይም ሽፈራው የምንለው ለተለያዩ የመድሀኒት አገልግሎቶች የምንጠቀመው ሲሆን ብዙውን ጊዜ በሻይ እና በሌሎች በፈላ ውሃ በጥብጠን በመጠቀም ለመድኃኒትነት አገልግሎት የሚውል የሱፐርማርኬት ምርት ነው ።

የጣና ሐይቅ የጣና ሐይቅ በባህር ዳር ከተማ በስተደቡ በኩል የሚገኝ በኩል የሚገኝ ሀይቅ ነው ።

ድንች ድንች በኢትዮጵያ ውስጥ በጣም ተወዳጅ የሆነ ለምግብ ስራ አገልግሎት የሚውል አትክልት እና ፍራፍሬ ውስጥ የሚመደብ የምግብ አይነት ሲሆን ተወዳጅ የሆነ የምግብ አይነት ነው።

ይህ ምግብ ጥብስ በመባል የሚታወቅ ምግብ ሲሆን በፍስክ ጊዜ ከከብት ስጋ ወይም ከበግ ስጋ በመጠቀም የሚሠራ የምግብ አይነት ሲሆን ሰዎች ብዙውን ጊዜ የሚመገቡት የፍስክ የምግብ ዓይነት ነው ።

ይህ ፎቶግራፍ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የመስቀል ደመራ በአልን ለማክበር የተሰበሰቡ የህብረተሰብ ክፍሎችን የሚገልጽ እና የደመራ በአልን ለማክበር የተሰበሰቡ ሃይማኖታዊ ወይ ኦርቶዶክሳዊ ስርአትን የሚያሳይ ፎቶግራፍ ነው።

ይህ የምንመለከተው በቆሎ ሲሆን በቆሎን በእሳት በመጥበስ የምንመገብበት ወይም የምንገለገልበት ወይንም የምንጠወመው የምግብ አይነት ነው። ብዙውን ጊዜ በክረምት ወራት አካባቢ የሚደርስ የምርት አይነት ወይንም የምግብ አይነት ነው።

ይህ የምንመለከተው ሽጉጥና ክላሽ ካዝና ሲሆን ህግ አስከባሪዎች የህብረተሰቡን ሰላም ለመጠበቅ የሚጠቀሙበት የህግ ማስከበሪያ መሳሪያ ነው።

ይህ የምንመለከተው አርማ የባህር ዳር ዩኒቨርሲቲ አርማ ሲሆን የባህር ዳር ዩኒቨርሲቲ በባህር ዳር ከተማ የሚገኝ ከፍተኛ የትምህርት ተቋም ሲሆን የተለያዩ ተማሪዎችን በተለያየ ዲፓርትመንት በማሰልጠን እና ብቁ በማድረግ የሚታወቅ ሃያል የሆነ ዩኒቨርሲቲ ነው።

ይህ ቤት ባህላዊ የምግብ ቤት ሲሆን የተለያዩ ምግቦች የሚዘጋጁበት እና ሰዎች በሚፈልጉበት ግዜ ምግብ የሚያገኙበት ቦታ ነው።

ይህ የምንመለከተው አርማ የፌዴራል ጥቃቅንና አነስተኛ ኢንተርፕራይዞች ልማት ኤጀንሲ አርማ ሲሆን ወጣቶችን በተለያዩ ሙያዎች በማደራጀት የመነሻ ካፒታል በመስጠት የስራ ፈጣሪ እንዲሆኑ የማያግዝ መስሪያ ቤት ነው።

ይህ የዱር እንስሳ ዝሆን በመባል የሚታወቀው ሲሆን በአፍሪካ ውስጥ ከሚገኙ በርካታ የዱር እንስሳት ውስጥ የሚመደብ እንድሁም ብርቅየ የዱር እንስሳት ውስጥ የሚመደብ።

በደቡብ ክልል የሚገኝ የመናፈሻና መዝናኛ ቦታ ሲሆን ብዙ ጊዜ ከሣር ወይም ከሰንበሌጥ የሚሰራ የቤት አሰራር ዘዴ ሲሆን ህብረተሰቡ በቀላሉ ለመዝናናት እና ለመናፈስ የሚጠቀምበት አካባቢ ነው።

እዚ ጋ የምንመለከተው ምስል የተቆላ የኢትዮጵያ ቡና እና የማር ምስል ነው የምናየው። ለተለያዩ መድሀኒትነትና ለምግብነት አገልግሎት የሚውል ነው ማለት ነው።

ይህ የምንመለከተው ለባህላዊ ህክምና የሚያገለግል የፍራፍሬ አይነት ሲሆን ጥቁር አዝሙድ በመባል ይታወቃል። ጥቁር አዝሙድ ለተለያዩ ባህላዊ ህክምናዎች የሚያገለግል የአትክልት እና ፍራፍሬ አይነት ነው።

ይህ ማስታወቂያ በቴሌብር አለም አቀፍ ሀዋላ ከውጭ አገር ገንዘብን ሲቀበሉና ሲልኩ የ20 ፐርሰንት ስጦታ እንደማያገኙ የተሰራ ማስታወቂያ ነው።

ዶክተር ኢንጂነር ቅጣው እጅጉ በመባል የሚታወቅ ሳይንቲስት ሲሆን የኢትዮጵያ ባለ ምጡቅ አእምሮ ከሚባሉ ሳይንቲስቶች መካከል የሚገኝ ሲሆን በናሳ ብዙ ምርምሮችን ያደረገ ታላቅ ምጡቅ አእምሮ ያለው ሳይንቲስት ነው ።

ይሄ የምንመለከተው ባህላዊ የሙዚቃ ሲሆን የሙዚቃ ተወዛዋዦች በባህላዊ መንገድ የተለያዩ ባህላዊ ነገሮችን በመጠቀም የሚያደርጉት የሙዚቃ የ ዳንስ ትርዒት ነው።

ይህ የምንመለከተው ማርና የሎሚ ፍሬ ሲሆን ፤ማርና ሎሚ ብዙውን ጊዜ የተለያዩ በሽታዎችን ለመከላከል ለመከላከል የምንጠቀምባቸው የምግብ አይነቶች ናቸው።

ይህ ፎቶግራፍ የቀድሞ ጠቅላይ ሚኒስትር ጓድ መንግስቱ ኃይለማርያም ሲሆን በመሪነት ጊዜያቸው ሲያደርጉት የነበረውን እንቅስቃሴ የሚያሳይ ፎቶግራፍ ነው።

ይህ ፎቶ ግራፍ በአንድ ቤት ውስጥ ያሉ እህት እና ወንድም ወይም ወንድማማቾች የሚያደርጉትን የአመጋገብ ስርዓት የሚያሳይ ፎቶግራፍ ነው።

እዚያ የምንመለከተው አለባበስ ወይም የባህል ስርአት በአዊ ብሄረሰብ አስተዳደር ዞን የሚገኙ ሴቶች የአለባበስ በአልን የሚያሳይና እንዲሁም ባህላቸውን ለማንፀባረቅ የተጠቀሙት የአለባበስ ዘዴ ነው።

ይህ የምንመለከተው ባህላዊ የፈረስ ጉግስ ወይም የፈረስ ግልቢያን ስርአት የሚያሳይ ሲሆን ብዙውን ጊዜ በአዊ ብሄረሰብ አስተዳደር ከባቢ የሚገኝ የህብረተሰብ ክፍሎች የሚያደርጉት ባህላዊ የፈረስ ግልቢያ ስርአት ነው።

ይህ የምንመለከተው በኢትዮጵያ የእስልምና ሃይማኖት ተከታዮች የሚያደርጉትን የሶላት እና የበአል ፕሮግራም የሚያሳይ ፎቶግራፍ ነው።

ግብርና፤ በኢትዮጲያ የግብርና ባለሙያዎች ወይም አርሶ አደሮች በባህላዊ መንገድ የአፈር ማዳበሪያ ወይም ኮምፖስት የምንለውን እንዴት እንደሚያዘጋጁ የሚያሳይ ስእል ነው።

ይህ የቤት እቃ ለመመገቢያነት የሚያገለግል እቤት ውስጥ የሚገኝ የቤት እቃ ሲሆን ለምግብ አገልግሎት የምንጠቀምበት የቤት እቃ ነው።

ይህ የምንመለከተው ታዋቂ ሰው በቀድሞው የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ጠቅላይ ሚኒስቴር የነበሩት ክቡር ጠቅላይ ሚኒስቴር መለስ ዜናው ፎቶ ነው።

በኢትዮጵያ ለባህላዊ ህክምና የሚያገለግሉ ቁሳቁሶችን የሚያሳይ ፎቶግራፍ ነው። ለምሳሌ ያህል ማር ዝንጅብል ሎሚ እና የመሳሰሉት ቅመማ ቅመሞችን የያዘ ነው።

ይህ ፀጉር ይባላል። የሴቶች ፀጉር ሲሆን የተለያዩ የአሰራር ዘዴዎችን በመጠቀም ለሴቶች የውበት ሁኔታቸውን የሚጨምርና የሚያሳድግ አሰራር ነው።

ይህ የምንመለከተው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሀይማኖት ውስጥ በክርስትና ሀይማኖት ውስጥ ያሉ ቤተ እምነቶች ውስጥ የሚገኝ ስዕል አድኖና የቤተክርስቲያን የመገልገያ እቃዎችን የሚያሳይ ነው።